ከቤት እቃዎች ዉስጥ አንዱ ፍሪጅ ነው። ፍሪጅ እእ እቃዎችን ለማሞቅ ለማቀዝቀዝ የሚያገለግል ሲሆን ጠቀሜታውም አንድን ምግብ አይነት ለብዙ ጊዜ ለማቆየት ነው። የፍሪጅ ፍሪጅ ለመግዛት ምን ያህል ገንዘብ ይጠይቃል።

እግር ኳስ በ11 ተጫዋቾች በአጠቃላይ በ22 ተጫዋቾች መካከል የሚደረግ ጨዋታ ሲሆን በአሁኑ ጊዜ ተወዳጅ ነው። ወጣቱ ግን በዚህ ሰአት እግር ኳሽ አፍቃሪ ሆነ?

የፀጉር ባለሙያ ሰዎችን ፀጉር በማስተካከል በፈለጉት አይነት በመስራት የሚተዳደር ሲሆን ይህም የሚገኘው በረጅም ጊዜ ልምድና በስልጠና ነው። የፀጉር ባለሙያዎች እንዴት ደበኞችን ማፍራት ይችላሉ?

የላሊበላ ዉቅር አብያተ ክርስቲያን የተሰራዉ በቅዱስ ላሊበላ ሲሆን አሁን ካሉ ህንፃዎች ተወዳዳሪ የሌለዉ ነዉ። ሰዎች ይህንን የመሰለ ድንቅ ስራ ትተዉ ለምን ይሰደዳሉ ይጓዛሁ ወደ ሌላ ሀገር?

የጆሮ ጌጥ የጆሮ ጌጥ ብዙ ግዜ የሚሰራው ከነሃስ፣ ከወርቅ፣ ከብር ሊሆን ይችላል። እና ብዙ ጊዜ ሴቶች ያደርጉታል። ይህንን የጆሮ ለምን ብዙ ጊዜ ወንዶች ላይ አይደረግም?